ባህላዊ ምግብ ቤቶች የኢትዮጵያን ባህላዊ የአመጋገብ ስርዓት ተከትለው የሚዘጋጁ ምግብ ቤቶች የሚቀርብ ሲሆን ለምሳሌ እንጀራ እንዲሁም ደግሞ የተለያዩ የወጥ አይነቶች ይቀርባሉ።

ባህላዊ ሆቴሎች የምንላቸው የተለያዩ መመገቢያ እና ምኝታ ክፍሎች ያሏቸው ሁነው ነገር ግን በብዙ ባህላዊ እቃዎች የተዋቡ እና ያማሩ ናቸው። እና አንዲሁም ደግሞ በብዙ ባህላዊ ስዕሎች ልናስውባቸው እንችላለን።

የኦላይን የድጅታል የመክፈያ መንገድ የምንላቸው ሰዎች በይነመረብ በመጠቀም ከቦታ ቦታ ሳይሄዱ ባሉበት ቦታ ሁነው የለተያዩ ክፍያዎችን የሚያደርጉበት ስርዓት ነው።

መናሪ አካባቢ የሚገኙ ሆቴሎች ሰዎች የሚሄዱበት ጊዜ እና ረጅም የሆነ መንገድ በሚጓዙበት ጊዜ ሲሆኑ ብቻ አገልግሎት ይሰጣሉ

የድሮ ጊዜ ወይም ደግሞ በጥንት ጊዜ ይጠቀሙበት የነበረው የገበያ ርዓት ሰዎች እቃቸውን የሚለውጡት በጥሬ ገንዘብ ወይም ደግሞ በሳንቲም ሳይሆን በተለያዩ እቃዎች ሲሆን ለምሳሌ በወር በአሞሌ ሊሆን ይችላል

የመስሪያ ቤት የሠራተኛ የምግብ ባንክ የምንለው በተለያዩ ድርጅቶች ሊሆን ይችላል ።በግል ወይም በመንግስት ለሚሰሩ ሰዎች የተዘጋጀ የምግብ የድጋፍ ፕሮግራም ነው።

የቴክኖሎጂ የእንስሳት እርባታ የምንለው የተለያዩ ቴክኖሎጂዎችን በመጠቀም የእንስሳትን ዘር ማራባት ሲሆን ለምሳሌ ዘመናዊ የሆኑ የእንስሳት መሳሪያዎችን በመጠቀም ማከናወን ይቻላል።

በበሽታ አስተላላፊ የሚተላለፉ በሽታዎች የምንላቸው በተለያዩ እንችላለን በቫይረስ በባክቴሪም ደግሞ በንክኪ አማካኝነት የሚተላለፉ ናቸው ለምሳሌ እንደ ወባን መጥቀስ እንችላለን።

ንዋየ ቅድሳት መሸጫ የሚባሉት በቤተክርስቲያን ዙሪያ በመሆን የቤተክርስቲያን የገቢ ማስገኛ ሲሆኑ የተለያዩ መፅሐፍትን ወይም ደግሞ የተለያዩ የቤተክርስቲያን ቁሳቁሶችን በመሸጥ ለሚተዳደሩ ማህበረሰቦች የሱቅ አገልግሎት ይሰጣሉ።

ብርቅየ የዱር እንስሳት የምንላቸው በአንድ አካባቢ ብቻ የሚገኙ የዱር እንስሳት ሲሆኑ ወደ ሌላ ሀገር ዝርያቸው የሌለ ወይም ደግሞ የጠፋ ሊሆን ይችላል። ለምሳሌ ኢትዮጵያ ውስጥ ብዙ የሆኑ የዱር እንስሳቶች ይገኛሉ።

የተላላፊ በሽታዎች በጦርነት ውስጥ በጣም ትልቅ ሚና ይጫወታሉ። ይይህም የሚሆነው ጦርነት በሚኖርበት ጊዜ የተላላፊ በሽታዎች ስርጭት በጣም ከፍተኛ ነው። እንዲሁም ደግሞ ሆስፒታሎች ሊወድሙ ወይም ሊጠፉ ስለሚችሉ በቀላሉ ለመዳን ይከብዳል።

በሀገራችን የተለመዱ የምግብ ሰብሎች ወይም ደግሞ እህል አይነቶች ውስጥ በቆሎ፣ ስንዴ ፣ጤፍ እንዲሁም ደግሞ ሩዝን መጥቀስ እንችላለን። ጤፍ በሀገራችን እንጀራ ተደርጎ ይዘወተራል።

የሰብል መሰብሰቢያ መሳሪያዎች የምንላቸው እርሻው ተጠናቆ እህል በሚደርስበት ጊዜ እህሉ ከተወቃ በኋላ ዘሩና ገለባው ከተለየ በኋላ የሰበሰብነውን ሰብል የምንሰበስብባቸው መሳሪያዎች ናቸው።

መደበኛ ሆስፒታል የምንለው ሁሉን የማይነት የጤና አገልግሎት የሚሰጥ ሲሆን ለተለያዩ ህመምተኞች በተለያየ የህመም ጉዳይ ውስጥ ለመጡት ሁሉ እንክብካቢ አደርጋል እንዲሁም ደግሞ ድንገተኛ ህመምተኞችን ሲመጡ ህክምና ይሰጣል።

የህይወት መብት ወይም ደግሞ የመኖር መብት የሚነለው ለሰው ልጅ ከተሰጡት ሰባዩ መብቶች ውስጥ አንዱ ሲሆን ማንኛውም ሰው ሕይወቱ ሳይጠፋ መኖር የሚችልበት መብት ማለት ነው፡፡

ለመሳሪያ የሚሰሩ የስፖርት ዓይነቶች ምንም ዓይነት የስፖርት መሣሪያዎችን ሳንጠቀም የምናደርጋቸው እንቅስቃሴዎች ሲሆኑ ለምሳሌ ሩጫን መጥቀስ እንችላለን እንዲሁም ደግሞ ሲታፕን መጥቀስ እንችላለን፡፡

ማዳበሪያ ገበሬው ከሚጠቀምባቸው መሳሪያዎች ውስጥ አንዱ ሲሆን የተሻለ እህል ለማግኘት ወይም ደግሞ ከዚህ በፊት ከነበረ በብዛት እንዲሁም ደግሞ የተሻለ ምርት ለማግኘት ይጠቅማል።

የዱር እንስሳት ቱሪዝም የምንለው ከተለያየ ሀገራት የሚመጡ ጉብኚዎች የዱር እንስሳቶችን የሚጐበኙበት ሂደት ሲሆን በአንድ ቦታ ተቀምጠው ወይም ደግሞ በጫካዎች ተበታትነው ሊገኙ ይችላሉ።

የጤፍ እርሻ በኢትዮጵያ ውስጥ በጣም የተለመደ እና በአብዛኛው የሀገራችን ክፍል በተለይ ወደ አማራ ክልል የሚዘወተር የዘር እርሻ ሲሆን ጤፍ በማምረት ለህብረተሰቡ ያቀርባሉ።

የገበሬወች ማህበር የምንለዉ ብዙዉን ጊዜ በገጠር አካባቢ የሚመሰረት ሲሆን ገበሬወች አንድ ላይ በመሆን የሚመሰርቷቸዉ የተለያዩ ማህበራዊ ጉዳዮችን የሚያደርጉባቸዉ ስብስቦች ናቸዉ።

የቡና መስኖ ስርዓቶች በሀገራችን አብዛኛውን ጊዜ የቡና ምርት የሚገኘው የክረምት ዝናብ ተጠቅሞ ስላልሆነመስኖ በማዘጋጀት የተሻለ ምርት በመጋሙ ዝናብ በሌለባቸው ወቅቶች ማግኘት ይቻላል።

ሀብታም ገበሬዎች የምንላቸው ብዙውን ጊዜ ብዙ የሆነ ወይም ደሞ ሰፊ የሆነ የመሬት ቦታ ያላቸው እና እንዲሁም ደግሞ ብዙ የከብት ወይም ደግሞ ብዙ የእንስሳት እርባታ የሚያካሂዱ ገበሬዎችን ነው።

ዘመናዊ የእርሻ ማሸኖች የምንላቸው ዘመኑን የዋጀ የእርሻ ማሽን አይነቶች ሲሆኑ ገበሬው ጊዜውን ቆጥቦ እንዲሠራ እንዲሁም ደግሞ ምንም ዓይነትን እህል ሳባክን እንዲያገኝ ያደርጉታ ል።

የውሻ ህክምና ብዙውን ጊዜ ቤት ውሾቻችን ሲታመሙ የሚሰጥ የህክምና አይነት ሲሆን፤ ያበዱ ውሾች በሚኖሩበት ጊዜ ውይም ደግሞ ወደንደዝህ ቦታዎች ይወሰዳል።

የእንሰሳት እርባታ ዝርያ ማሻሻያ የምንላቸው ገበሬዎች እንስሳትን በሚያረቡበት ጊዜ የተለያየ ዝርያ ያላቸውን እንስሳት በማዳቀል ወይም ደግሞ በማንበር አዲስ የተሻለ ዝርያ የሚያገኙበት ዘዴ ነው።

ማጭድ ገበሬዎች ከሚጠቀሙባቸው የእርሻ መሳሪያዎች ውስጥ በዋነኝነት ይጠቀሳል። ማጭድ ባህላዊ የእርሻ መሣሪያ ሲሆን አረሞችን ለማስወገድ እንዲሁም ደግሞ አላስፈላጊ የሆኑ ተክሎች በሚመጡበት ጊዜ ለማስወገድ ይጠቀሙበታል።

የእንስሳት እርባታ ፍግ ሰዎች እንስሳትን ያዩበት ጊዜ ዕዳቸውን ከማስወገድ ወይም ደግሞ ከመጣል ይልቅ በተለያዩ ዕፅዋቶች እንደማዳበሪያነት መጠቀም ይችላሉ።

የምግብ ባንኮች አላማ ባንድ አካባቢ ወይም ደሞ በአንድ ማህበረሰብ ላይ በተለያየ ችግር ሊሆን ይችላል ወይም ደሞ በአደጋዎች ደግሞ በተፈጥሮ ሃብት ማጠር የሚገጥመው የምግብ እጥረቶችን ለመደገፍ የተቋቋሙ ተቋማት ናቸው።

የተፈጥሮአዊ ጊዜ ምግብ ባንኮች የምንላቸው የተለያዩ የተፈጥሮ አደጋዎች በሚደርሱበት ጊዜ ለምሳሌ ድርቅ ሊሆን ይችላል ፣ረሀብ ሊሆን ይችላል እንዲሁም ደግሞ ያለጊዜው ዝናብ በሚመጣበት ጊዜ ለማህበረሰቡ የምግብ አገልግሎት የሚሰጡ ናቸው።

የዶሮ ህክምና በዶሮ በሽታዎች በዶሮ ላይ የተለያዩ ምልክቶች በሚኖሩበት ጊዜ ለምሳሌ ላባቸው መነቃቀል ሊሆን ይችላል እንቁላል በሚጥሉበት ጊዜ ወይም ደግሞ አንዳንድ ተላላፊ በሽታዎች ለማከም ባለሙያዎች ይሠራሉ።

የፍራፍሬ ሆርቲካልቸር የምንለው የተለያዩ የፍራፍሬ ዛፎችን ከፍራፍሬ ተክሎች ጀምሮ በመትከል ችግኞችን በመንከባከብ እና ችግኞችን በማሳደግ ላይ ያተኮረ ሲሆን ለምሳሌ ፓሞችን ሊሆን ይችላል ወይም ደግሞ ሙዞችን ያጠቃልላል።

የበሬ እርባታ የምንለው በገጠራማ አካባቢዎች ገበሬዎች በሬዎችን ለእርሻ የሚጠቀሙበት እንዲሁም ደግሞ ማደበሪዎችን በማዘጋጀት እንዲደልቡ በማድረግ በበዓላት ወቅት የሚሸጡበት ሂደት ነው።

የበግ እንስሳት እርባታ በዙዉን ጊዜ የተለያዩ በጎች ከልጅነታቸዉ ጀምሮ በማሳደግ ምግባቸዉን በመስጠት እንዲደልቡ በማድረግ ለባእላት ስጋቸዉን መጠቀም እንዲሁም ደግሞ እንዲሁም ደግሞ ቆዳዉን አዉቶ በመሸጥ ለአጎዛ ለምን ይሰራል።

የንብ እርባታ የተለያዩ ንቦችን በቀፎ ውስት በማስቀመጥ የሚሰበስበው ሂደት ሲሆን፤ በአብዛኛው አካባቢውን ደግሞ የባህላዊ ቅቡልነት ተጠቅሞ ምርት ሊያገኝ ይችላል።

የዱር እንስሳት ጉዳቶች በተፈጥሮ ወይንም በሰው ሰራሽ አደጋ ምክንያት የዱር እንስሳቶች ይጎዳሉ እንዲሁም ደግሞ በጫካ ውስጥ ስለሚኖሩ የተለያየ የእሳት አደጋ ወይም ደግሞ የመሬት መንሸራተት ሊገጥማቸው ይችላል።

የምንላቸው ማሸኖች ወይም ኬሚካሎች በዘራቸው ወይም በተተከለው እጽዋት ላይ ምንም አይነት ተባይ እንዳያርፍ እንደሁም ደግሞ ካረፈ ተባይ እንዲያስወግድ የሚያደርግ ኬሚካል ነው።

ባህላዊ የእርሻ ማሸኖች የምንላቸው ገበሬዎች ከድሮ ጀምሮ በባህል ሲጠቀሙባቸው የነበሩ ማሸኖች ሲሆኑ ጊዜ የሚፈጅና ኋላ ቀሪ ሆነ እርሻ እንድናደርግ የሚያደርጉ ማሸኖች ናቸው።

የእንሰሳት እርባታ ገበሬ የምንለው እንስሳቶችን እያረባ ገቢ የሚያገኝ የገበሬ አይነት ሲሆን ለምሳሌ በጎችን ወይም ደግሞ ፍየሎችን እንዲሁም ደግሞ የተለያዩ የወተት እንስሳቶችን እያረባ ማህበረሰቡንም ራሱንም ይጠቅማል።

የአሳ እርባታ ብዙን ጊዜ በሀይቅ ወይንም ደግሞ በወንዞች ላይ የሚካሄድ የእርባታ አይነት ሲሆን አሳወችን ምግብ በመስጠት እንዲሁም ደግሞ በማጥመድ ለገቢ ምንጭነት መጠቀም ነዉ።

የድንጋይ ወፍጮ የድሮ ወይም ደግሞ ባህላዊ የሆነ የእርሻ መሳሪያ ሲሆን በቀላሉ ገለባና እህልን ለመለየት የምንጠቀምበት የመሳሪያ አይነት ነው ነገርግን ጊዜ በጣም ይፈጃል

የእንሰሳት ፓራሳይት ህክምና የምንለው እንስሳቶች በተለያዩ ፓራሳይቶች በሚጠቀሙበት ጊዜ ለምሳሌ እንደ ፈንገስ ያሉ በሽታዎች በሚጠቀሙበት ጊዜ ነው።

የውሃ ገንዳ ገበሬዎቹ ውሃ ለማቆር የሚጠቀሙበት መሳሪያ ሲሆን ዝናብ በሚኖርበት ሰዓት ከዝናብ ወይም ደግሞ ከቧንቧ ውሃን አጠራቅም ለዘሮቻቸው ወይም ደሞ ለተክሎቻቸው ያደርሱበታል።

እንስሳት ገበሬዎች ላይ ስራቸው ከሚጠቀሙባቸው መሳሪያዎች ውስጥ አንዱ ሲሆኑ በመጠቀም ማለት ይችላሉ አፈሩን በመገደባበት እንዲሁም ደግሞ ለማዘጋጀት ይጠቀሙ

በሪዎቹን ገበሬዎቹ ለማስ ብቻ ሳይሆን እህሉ ከደረሰ በኋላ ታጭዶ ገለባውና ተብሎ በሚለይበት ሰዓት ከብቶችን በመጠቀም እህሉን ይወቁበታል

የመከላከያ የምግብ ባንኮች የምንላቸው ለመከላከያ በኢትዮጵያ ሰራዊት የሚቀርቡ የምግብ ድጋፎች ሲኖሩ ለምሳሌ በጦርነት ጊዜ በሚሆንበት ወቅት እንዲሁም ደግሞ በልምምድ ጊዜ የትኛውም የምግብ ድጋፍ ይቀርባል?

የተቋማት የምግብ ባንኮች የምንላቸው በተለያዩ የመንግስት ተቋማቶች ውስጥ ለምሳሌ በትምህርት ቤት ወይም ደግሞ በአዛውንት መርጃ ተቋማቶች ውስጥ የሚደረጉ ተግባራቶች ሲሆኑ ለተማሪዎች እንዲሁም ደግሞ ለአዛውንቶች እንዲሁም ደግሞ ለጡረታ ተቀባዮች ወዘተ የሚሰጥ የምግብ ድጋፍ ነው።

የመርከብ ላይ የምግብ ባንኮች የምንላቸው ሰዎች በመርከብ ላይ ከንድ ቦታ ወደሌላ ቦታ በተለይ ደግሞ ባህር አቋርጠው በሚሄዱበት ጌዜ ለስድስት ወር ወይም ለአንድ አመት ጉዞ በሚኖራቸው ጊዜ የሚቀርብላቸው የምግብ ድጋፍ ነው።

የወተት እንስሳት ህክም የምንለው ወተት የሚሰጡ የተለያዩ እንስሳት በሚታመሙበት ጊዜ ከእነሱ ጀምሮ እንዲሁም ደግሞ የወተት ምርታቸውን የምናክምበት ሲሆን። ለምሳሌ ላሞችን ፣ፍየሎችን እና ግመሎችን መጥቀስ ይቻላል።

የእንስሳት ከብቶች ምርመራ አብዛኛው ጊዜ ከታመሙ በኋላ ለምሳሌ ከሰውነታቸው ሊሆን ይችላል ከደማቸው ከጎነቻቸው ከሰውነታቸው በመውሰድ የሚደረግ የህክምና ሂደት ነው።

የአበባ ሆርቲካልቸር የምንለው የተፈጥሮ አበባን ችግኝ በማዘጋጀት እንዲሁም ደግሞ ለጌጣጌጥነት እንድንጠቀመው ለማድረግ በማሳደግ የሚደረግ የግብርና አይነት ነው።

ባለትልቅ ቦታ ገበሬ የምንላቸው በጣም ብዙ ሄክታር መሬት ያላቸው ሲሆኑ ከእንሰሳት እርባታ እንዲሁም ደግሞ ግብርናውን አንድ ላይ በቦታቸው ያካሂዳሉ።

መልሶ ድነና የምንለው ከዚህ በፊት በአንድ አካባቢ አሪፍ የነበሩ ዛፎች ወይም ደግሞ በጣም ጥቅጥቅ ያለ ጫካ ከነበረ እና በተለያየ አደጋ ምክንያት ዛፎቹ ቢጎዱ ደኑ ከጠፋ መልሰን የምናለማበት ሂደት ነው።

የፃናት ድጋፍ የምግብ ባንኮች የምንላቸው በተለያየ አካባቢ በጦርነት ውስጥ ላሉ ህጻናት ሊሆን ይችላል ወይም ደግሞ ማህበረሰብ በተፈጥሮ ድርቅ ውስጥ ካለ ለህፃናት የምግብ ድጋፍ የሚደረግበት ነው።

የማህበረሰብ ውስጥ የምግብ ባንኮች የምንላቸው በአንድ አካባቢ ባለሙያ ዉስጥ የሚሰሩ ሲሆኑ በማህበረሰብ ውስጥ ያሉ ለደካማ ቤተሰቦች ወይም ደግሞ የችግረኛ ቤተሰቦች በተከታተል ጊዜ ምግብ ያቀርባሉ

ችግኞች ላይ የሚሰራ ሆልቲ ካልቸር የምንለው እየተለያዩ የፍራፍሬ ችግኞችን በማዘጋጀት ሊሆን ይችላል፤ የአበባ ችግኞችን ወይም ደግሞ የተለያዩ ባህላዊ ዛፎች ችግኞችን በማዘጋጀት ማስረከብ ወይም ደግሞ ለግብርና ባለሙያዎች ማስረከብ ሊሆን ይችላል።

የሰብል እና የእንሰሳት ገበሬ የምንለው ሁለቱንም በአንድ ላይ አዋህዶ የሚሰራ ሲሆን ሰብልን በማምረት እንዲሁም ደግሞ እንስሳትን በማርባት የሁለቱን ጥቅም እያገኘ የሚኖር የገበሬ አይነት ነው።

የባቂላ ሰብል ምርቶች አብዛኛውን ጊዜ የፕሮቲን ምንጮች ስለሆኑ በሀገራችን በጾም ሰዓት ስጋን በመተካት ይታወቃሉ። እንዲሁም ደግሞ በሀገራችን ገጠራማ አካባቢ በብዛት የሚመረት የሰብል አይነት ነው።

የእንስሳት ክትባት ከተለያዩ የእንስሳት ተላላፊ በሽታዎች ለመጠበቅ የሚደርግ የክትባት ሂደት ሲሆን ክትባት በመስጠት አስቀድሞ ተላላፊ በሽታዎች እንዳይዟቸዉ ያደርጋል።

የኢነጅኦ ባንኮች የምንላቸው በተለያዩ የኢነጅኦ ወይም ደግሞ በተለያዩ ኦርጋናይዜሽኖች የሚከናወን የምግብ ድጋፍ ሲሆን ለተቸገሩ ሀገራት ወይም ደግሞ በጦርነት ውስጥ ላሉ ሀገራት ይደርሳል።

የእንስሳት ገበሬ እርባታ የምንለው የተለያዩ እንስሳቶችን እያረባ ከነሱ የሚገኘውን ምርት ለገበያ የሚያውልና ወይም ደግሞ ለራሱ የሚጠቀም ገበሬ ነው።

በሙቀት ቤት ውስጥ የሚካሄድ ሆርቲካልቸር የምንለው ተክሎችን በአንድ ሞቃታማ አካባቢ ውስጥ ሙቀቶችን በማመጣጠን የምንቆጣጠርበት ሂደት ሲሆን ለምሳሌ ተፈጥሯዊ አበባዎችን ድንኳን ውስጥ በማስቀመጥ ሊሆን ይችላል።

የበረሃ አካባቢ ገበሬዎች የምንላቸው በሞቃታማ እንዲሁም ደግሞ ጸሃያማ በሆኑ አካባቢዎች የተለያዩ እርሻ የሚያካሄዱ ወይም ደግሞ የተለያዩ የግብርና ሂደቶችን የሚያካሂዱ የተለያዩ የገበሬ ዐይነቶች ናቸው።

የባህል ዛፎች ሆልቲ ካልቸር የምንለው የተለያዩ ባህላዊ ዛፎችን ሊሆን ይችላል፤ ችግኞችን በማዘጋጀት ከዚያ በማሳደግ እንዲሁም ደግሞ ለምርት እንዲሆኑ የምናደርግበት ሲሆን ለምሳሌ የወይራ ዛፎች መጥቀስ እንችላለን።

ባህላዊ ገበሬ የምንለው የተለያዩ ባህላዊ መንገዶችን በመጠቀም ግብርናን የሚያካሄድ ሲሆን ለምሳሌ በከብቶች በማካሄድ፣ በማረስ እንዲሁም ደግሞ አረምን በእጅ በማስወገድ ይጠቀማል።

የስደተኛ ካምፕ የምግብ ባንኮች የምንላቸው በተለያየ አጋጣሚ ከአንድ ቦታ ወደሌላ ቦታ እንደሚሄዱ ሰዎች ስደተኛ ካምፕ በሚቀመጡበት ጊዜ የሚቀርቡ የምግብ ድጋፍ ነው።

የቤት እንስሳት እርባታ የምንለው የተለያዩ የቤት እንስሳት ለተለያየ ጥቅም በቤታችን ውስጥ የማርባት ሂደት ሲሆን ለምሳሌ ድመቶችን ፣ውሻ የተለመዱ የቤት እንስሳት እርባታ ናቸው።

የንብ እርባታ ገበሬዎች የተለያዩ ቀፎዎችን በማዘጋጀት ንቦችን በማርባት የተለያዩ የማር ጥቅሞችን ሚመያስገኙ ሲሆን እነዚህ ገበሬዎች ብዙውን ጊዜ በዛፎች ወይም ደግሞ ዘመናዊ ቀፎዎችን ተጠቅመው።

በትራክተር ዘመናዊ የሆነ የእርሻ ማሽን ሲሆንስ በፊት የነበረውን የእንስሳት ጥቅም በትራክተር ማግኘት ይቻላል።

የሆስፒታሎች የምግብ ባንኮች አብዛኛውን ጊዜ በመንግስት ሊሆን ይችላል ህዝብ በሚበዛባቸው ወይም ደግሞ የህክምና አገልግሎትን የሚደረግ የተለያዩ የምግብ ድጋፍ ፕሮግራም ነው።

የውሻ የእንስሳት እርባታ አብዛኛውን ጊዜ በከተማ ወይም ደግሞ በገጠር አካባቢ ያሉ ሰዎች ውሻቸውን ቤት ውስጥ ያረባሉ። ይህም የሚሆነው ለጥበቃ እንዲሁም ደግሞ ለተለያዩ አገልግሎቶች ለመጠቀም ነው።

የመሬት ማዘጋጃ የእርሻ ማሸኖች የምንላቸው እርሻው ከመጀመሩ በፊት መሬቱን የምናዘጋጅበት፤ መሬቱን የምንቆፍርበት እንዲሁም ደግሞ አፈሩን የምንገለባብጥባቸው የመሳሪያ ዓይነቶች ናቸው።

የቡና ምርት ገበሬ አይነት የተለያዩ የቡና ተክሎችን በመትከል ቡናዎች በሚደርሱበት ጊዜ በማዘጋጀት የሚሸጥ ወይም የሚጠቀም የገበሬ አይነት ሲሆን በሀገራችን ጅማ በጣም የታወቀ የቡና ሀገር ነው።

የመስኖ እርሻ ገበሬዎች የምንላቸው ውሃን በመጥለፍ ወይም ደግሞ የመስኖ ውሃን በመጠቀም ከአመት እስከ አመት የተለያየ ዘር በመዝራት ዘር የሚያተርፉ ሲሆኑ ሁልጊዜ ዝናብ ባለመጠበቅ የመስኖ ዉሃ በመጠቀም ይዘራሉ።

የእንቁላል ና የደሮ እርባታ ዶሮዎችን በአንድ ቦታ በመሰብሰብ ጥራጥሬዎችን ና ውሀን በመስጠት እንቁላሎችን እንዲጥሉ ና ራሳቸው እንዲደልቡ በማድረግ የምናረባበት መንገድ ነው

የላሞች እንስሳት እርባታ የወተት ከብቶችን በመጠቀም ምግብ በመስጠት እንዲሁም ደግሞ ጥጃ እንዲወልዱ በማድረግ የወተት ምርቶችን የሚሰጡ ሲሆን እንዲሁም ደግሞ የስጋ ምርትን ይሰጣሉ።

የጦርነት ጊዜ የምግብ ባንኮች የምንላቸው በተለያዩ ምክንያት ጦርነት በሚኖርበት ጊዜ በጦርነት ውስጥ ላሉ ሰዎች ወይም ደግሞ፤ ከጦርነቱ ውጪ ላሉ ገለልተኛ አካላት የሚዘጋጁ የምግብ ባንኮች ሲሆኑ በፍጥነት እንዲደርሱ ይፈልጋል።

የሆርቲካልቸር እጽዋት ገበሬ ምንለው የተለያዩ አትክልቶችን ሊሆን ይችላል፤ የተለያዩ ፍራፍሬዎችን፤ የአበባ ምርትን እንዲሁም ደግሞ የቡና ምርትን በማምረት ገቢ የሚያግኝ የገበሬ አይነት ነው።

ዘመናዊ ገበሬ ዘመናዊ ቁሳቁሶችን በመጠቀም የግብርና ስራውን የማካሄድ ሰው ለምሳሌ ለማርስ እንዲሁም ደግሞ ለማስወገድ የተለያዩ ካሎችን በመጠቀም ማዳበሪያን ደሞ በመጠቀም ዘሩን ማሻሻል ይችላል

የእንስሳት ቀዶ ጥገና የምንለው የእንስሳትን ቆዳቸውን በመቅደድ ለምሳሌ ቁስላቸውን ለማጽዳት ሊሆን ይችላል ወይም ደግሞ የቁስል ጥገና ለማድረግ ወይም ደግሞ የውስጥ ችግር በሚከሰትበት ጊዜ ይደረጋል።

ባትንሽ ቦታ ገበሬ የምንላቸው ብዙውን ጊዜ ትንሽ ሄክታር መሬት ያላቸው ሲሆኑ አብኛው በገጠር አካባቢ የሚኖሩ ገበሬዎች ካላቸው ቦታ ለመኖሪያ ቦታም ስለሚጠቀሙበት ትንሽ ቦታ ላይም ይሰራሉ።

የጤፍ የመሰኖ ስርዓቶች በአገራችን ክረምት ላይ በሚካሄደው የጤፍ ምርቶችን በአንዳንድ አካባቢዎች በበጋ ላይ የሚደረጉ የጤፍ ምርቶች የተዘጋጀ ስርአት ሲሆን ውሃ በማንኛውም ወቅት ለገበሬው እንዲደርስ ያደርጋል።

የአደጋ ጊዜ የምግብ ባንኮች የምንላቸው በተለያየ አደጋ በሚፈጠርበት ጊዜ ወይም ደግሞ በድንገተኛ ወቅቶች የሚሰሩ ሲሆን በነዚህ ጊዚያት ለተቸገሩ ሰዎች ምግብ የሚቀርብበት ሂደት ነው።

የጸረ አረም ማሺኖች የምንላቸው አረምን ለማስወገድ የምንጠቀምባቸው ማሺኖች ሲሆኑ ለምሳሌ ማጪድን መጥቀስ እንችላለን አረሞች የእርሻ ሂደቱን ከሚያደናቅፉ ነገሮች ውስጥ አንዱ ነው።

የቤት ውስጥ ህክምና የምንለው የቤት ውስጥ እንስሳትን ለማከም የሚያገለግል ሲሆን ለምሳሌ ድመቶች በሚታመሙበት ጊዜ በቀላሉ እንዲድኑ የሚያደርግ ነው።

የቤት ምግብ ምርት ገበሬ የምንለው መመረታቸውን ምርቶች እህሎች ሊሆን ይችላሉ ወይም ደግሞ የተለያዩ የእንስሳት ምርቶችን ለቤተሰቡ በቤት ውስጥ ብቻ የሚጠቀሙ ከሆነ እነዚህ የገበሬ አይነቶች ናቸው።

የቴክኖሎጂ ግብርና ገበሬ የምንለው የተለያዩ የቴክኖሎጂ ውጤቶችን በመጠቀም መረጃዎችን በመሰብሰብ ግብርናውን የሚያካሂድ ሲሆን ለምሳሌ የዳታ መረጃ በመስማት የአየር ንብረቱን በማየት ግብርናውን ያካሂዳል።

የንብ እንስሳት እርባታ ገበሬ የምንለው ንቦችን በቀፎ ውስጥ በማዘጋጀት ከንቦች የሚገኘውን ለተለያዩ ጥቅማ ጥቅሞች የሚጠቀም ሲሆን ለምሳሌ መሸጥ ሊሆን ይችላል እንዲሁም ለራሱ በመጠቀም ገቢ ማግኘት ይችላል።

ባህላዊ የእንስሳት እርባታ የምንለው ከድሮ ጊዜ ጀምሮ ስንከተል የነበረውን የከብት እርባታ አይነት ሲሆን። ለምሳሌ እንስሳቶችን በመስክ ላይ በማሰማራት ምንም አይነት የማድለቢያ መንገድ ሳይጠቀሙ እንዲራቡ ማድረግ ሊሆን ይችላል።

የሰብል ግብርና የሰብል ገበሬ የምንለው የተለያዩ ጥራጥሬዎችን በመዝራት እንዲሁም ደግሞ በሚደርስበት ጊዜ በመሸጥ እንዲሁም ደሞ ለራሱ መጠቀም ገቢ አገኛል።

ችግኙን መትከል ወይም ደግሞ ዘሩን መትከል የምንጠቀምባቸው መሳሪያዎች የምንላቸው አፈሩን ከዘጋጀን በኋላ ያዘጋጀነውን ዘር ወይም ደግሞ ችግሩን በቀጥታ ወደ አፈሩ ለማስገባት የምንጠቀምባቸው ሲሆኑ ለምሳሌ መቆፈሪያ መጥቀስ ይቻላል

የበረሀማ አካባቢ የምግብ ባንኮች የምንላቸው ብዙውን ጊዜ በሀገራችን የበረሀማ አካባቢዎች ብዙም እህል በተፈጥሮ ማግኘት ስለማይችል ምግቦችን በማስቀመጥ ድርቅ ወይም ደግሞ በተለያየ ሁኔታ ምንም አይነት ምግብ ማመይኖርበት ጊዜ ይጠቀሙበታል።

የእርሻ እንስሳት የምንለው አብዛኛውን ጊዜ በገጠር አካባቢ የሚናገኘው ሲሆን የተለያዩ ለእርሻ የምንጠቀምባቸው እንደበሬ እንዲሁም ደግሞ እንደ በግ ያለው እንስሳትን በቀላሉ የምናገኝበት ቦታ ነው።

የአትክልት ሆልቲ ካልቸር የምንለው ለምግብነት የምንጠቀምባቸውን አትክልቶች ችግኝ ከማዘጋጀት ጀምሮ ችግኞችን መንከባከብ እንዲሁም ደግሞ፤ ማሳደግ ላይ ያተኮረ ሲሆን ለምሳሌ ቲማቲም፣ ቆስታ፤ ሰላጣን መጥቀስ እንችላለን።

የአካል ጉዳተኞች የምግብ ባንኮች የሚመላቸው በተለያየ ሰው ሰራሽ ወይም ደግሞ ተፈጥሮ ያደጋ ምክንያት አካሎቻቸውን ለውጡ ማበረሰቦች የተዘጋጁ ሲሆኑ ስራ መስራት ወይም ደሞ የተለየ ድጋፍ ለሚፈልጉ አካል ጉዳተኞች ድጋፍ ያቀርባል

የሆልቲ ካልቸር ግብርና ማለት የተክል ሥራን በተለይም የተለያዩ የአበባ ምርቶች ሊሆን ይችላል፣ የፍራፍሬ የአትክልት እንዲሁም ደግሞ፤ የተለያዩ ዛፎችን እንክብካቤ የሚመለከት የግብርና ዓይነት ነው።

የበረሃ አካባቢ የምግብ ሰብሎች የምንላቸው አብዛኛውን ጊዜ በበረሃ አካባቢ የሚበቅሉ የእህል አይነቶች ሲሆኑ ብዙ ግዜ እንደ ሰሊጥ ወይም ደግሞ እንደ ሱፍን መጥቀስ እንችላለን።

በቤትና በመስክ አንድ ላይ የሚሆን የእንስሳት እርባታ አብዛኛውን ጊዜ ብዙዎቹ እንስሳቶች አብዛኛውን ጊዜ በመስቀል ላይ ምግባቸውን እንዲመገቡ ያደርጋል ወይም ደግሞ በቤት ውስጥ ማዘጋጀት ለእንስሳቶቹ በጣም ጥሩ ይሆናል።

የዘይት ማምረቻ ማሽን የምንላቸው ለምሳሌ የዘይት እህል የሆኑት እነ ኑግ እነሱፍ በሚደርሱበት ጊዜ ምን ይደረጋል በቀጥታ ወደ ዘይት ማምረቻ ማሽኖች ይገቡና ቅባትነታቸው ተለይቶ ዘይት ይሰራባቸዋል።

የሴቶች ድጋፍ የምግብ ባንኮች የምንላቸው ሴቶች እንደማንኛውም ሰው ወጠው መስራት በማይችሉበት አካባቢ የሚደረግላቸው የተለያየ የምግብ ድጋፍ ነው።

የተባይ መቆጣጠር ሆልቲ ካልቸር የምንለው የተለያዩ ተክሎች ወይም ደግሞ ችግኞቻችን በሽታዎች ወይም ደግሞ ተባዮች ተህዋሲያን በሚይዟቸው ጊዜ እንድንቆጣጠር የሚያስችላቸው ለምሳሌ መድኃኒት በመስጠት ወይም ደግሞ ክትባት በመስጠት ሊሆን ይችላል።

የቃሪያ የምግብ ሰብል አብዛኛውን ጊዜ በቃሪያ ወይም ደግሞ በበርበሬ መልኩ የሚቀርብ ሲሆን በኢትዮጵያ ውስጥ በጣም ከተለመዱ የምግብ ሰብሎች ውሰጥ አንዱ ነው።

የገበያ ምርት ገበሬ የምንለው የተለያዩ ያገኛቸዋል የምርት አይነቶች በመሸጥ ወይም ደግሞ የእንስሳት ምርቶች በመሸጥ ገቢ የሚያገኝ የገበሬ ዓይነት ነው።

የዱር እንስሳት አደን የምንለው በተለያዩ ጫካዎች ውስጥ የሚኖሩ የዱር እንስሳቶችን በማደን ለተለያየ ጥቅም ማዋል ሲሆን አንዳንድ ሰዎች ህገ ወጥ የሆነ የዱር እንስሳት አደን ያካሄዳሉ።

ስጋ ተመጋቢ የዱር እንስሳት የምንላቸው በጫካ ውስጥ በሚኖሩበት ጊዜ የተለያዩ ከእነሱ በሃይል የሚያንሱን እሳቶችን በማዳን ጋቸውን እንዲሁም ደግሞ አጥንታቸውን በመመገብ የሚኖሩ የዱር እንስሳቶች ናቸው።

የውሃ ቱቦዎች ለእርሻ ከምንጠቀምባቸው ማሽኖች ውስጥ አንዱ ሲሆን በተለይ መስኖ ለሚጠቀሙ ገበሬዎች ውሃን ከአንድ ቦታ ወደሌላ ቦታ በመጥለፍ በቱቦዎች በማሳለፍ ወደሌላ ቦታ ይደርሱበታል።

ባለ ትንሽ ቦታ ገበሬዎች የሚመራቸው ትንሽዬ ቦታ ይዘው እርሻ ገበሬዎች የኢትዮጵያ አካባቢ ያሉ ሰዎች ያላቸውን ቦታ እለመኖርያነትም ስለሚጠቀሙት አብዛኛውን ሰው ትንሽ ቦታ ገበሬ

የዘይት ሰብል አይነት የምንላቸው በቀላሉ ዘይት ወይም ቅባት ሊወጣቸው የሚችሉ ይህ የሰብል ዓይነቶች ሲሆኑ ለምሳሌ ሱፍ ኑግ ወይም ደግሞ ሰሊጥን መጥቀስ ይቻላል።

ዘመናዊ የእንስሳት እርባታ የምንለው ዘመኑን በመከተል የሚካሄዱ የእንሰሳት እርባታ አይነቶች ሲሆኑ ለምሳሌ ዘመናዊ በሆኑ ቤቶች ውስጥ እንስሳትን ማርባት ዘመናዊ የሆኑ የጤና መለያዎችን በመቅጠር ሊሆን ይችላል።

የእንሰሳት አጠቃላይ ህክምና የምንለው እንስሳቶች የተለያየ በሽታ ምልክት ሲያሳዩ ወይም ደግሞ ድንገተኛ ህመም ሲገጥማቸው አጠቃላይ የበሽታ ምርመራ ማድረግ እና እንዲሁም ደግሞ መድሀኒት ተሰጧቸው ከተለመዱ በሽታዎች የሚታከሙበት መንገድ ነው።

የአተር ምርት የፕሮቲን ምንጭ ሲሆን በሀገራችን በጣም ከሚዘወትሩ ምግቦች ውስጥ ሽሩን ለማዘጋጀት ይጠቀሙበታል እንዲሁም ደግሞ አሪፍ የሆነ ምርት በአንድ ጊዜ ማግኘት ይቻላል

የቱሪዝም የእንስሳት እርባታ የምንለው የተለያዩ ጎብኚዎች ከአንድ ቦታ ወደ ሌላ ቦታ በሚሄዱበት ጊዜ እየተወሰኑ ብርቅዬ እንስሳት ሊሆን ይችላል፤ ወይም ደግሞ የዱር እንስሳትም በማርባት ለጎብኚዎች ክፍት ማድረግ ነው።

የትምህርት ቤት የምግብ ባንኮች የምንላቸው በትምህርት ቤት ውስጥ ለተማሪዎች በተሞ በችግር ውስጥ ያሉ ተማሪዎች ደግሞ ለተለያዩ የትምህርት ቤቱ የስራ አካላት ሊሆን ይችላል የምግብ የማቅረብ ሂደት ነ።

የዱር እንስሳት ጥበቃ የምንለው በዱር ውስጥ ያሉ እንስሳቶች የተለያየ አደጋ እንዳይደርስባቸው እንዲሁም ደግሞ ከተለያየ ከተለያየ ህገወጥ አደን እንዲሁም ደግሞ ከተፈጥሮአዊ ወይም ሰው ሰራሽ አደጋዎች የሚጠብቋቸው ተቋማት ናቸው።

የሰብል ገበሬ የምንለው ብዙ ጊዜ ስለ እህሎችና ጥራጥሬ የሚያመርት ሲሆን ለምሳሌ እንደ በቆሎ በሀገራችን ብዙ ጊዜ የሚዘወትር ደግሞ እንደዛ አይነት ምርቶችን ያመርታል።

የገበሬዎች አላማ በወቅቱ የተለያዩ ምርቶችን እህሎች ሊሆን ይችላል ወይም ደግሞ የእንስሳት ምርቶችን በማምረት ለገበያ ማቅረብ ወይም ደግሞ ቤታቸው ውስጥ ለመጠቀም ነው አላማቸው።

ድሀ ገበሬዎች የምንላቸው አብዛኛውን ጊዜ በጣም ትንሽ የሆነ የሄክታር ቦታ ያላቸው ሲሆኑ፤ እንዲሁም ደግሞ የሚዘሩት ወይም ደግሞ የሚያበቅሉት ምግብ ከቤተሰብ ፍጆታ ያለፈ የማይሆንላቸው ገበሬዎች ናቸው።

የአልኮል ተክሎች ካልቸር የምንለው የተለያዩ የአልኮልነት ባህሪ ያላቸውን ተክሎች ለምሳሌ የጫት ዛፎች ሊሆን ይችላል ወይም ደግሞ ዛፎችን ችግኞችን በማዘጋጀት እና ለምርት እንዲቀርቡ ማድረግ ነው